የህጻናት ትምህርት ቤት ላይ በአብዛኛው መምህራኖች ወይም ሞግዚቶች ሴቶች ቢሆኑ የተመረጠ ነው ምክንያቱም ሴቶች በተፈጥሯችን ህፃናትን የመንከባከብ ችሎታ እንዲሁም ደግሞ ትዕግስት አለን ተብሎ ስለሚታሰብ ህጻናትን በስነ ስርዓት ለማስተማር ሁሉንም አክቲቪቲያቸውን የመቆጣጠር እድሌ ይኖረናል።

የመጀመሪያ ደረጃ ትምህርታችንን በምንማርበት ጊዜ ከአንድ እስከ አራት አብዛኛውን ትምህርት ቤት ዩኒፎርም የሌላቸው ወይም ደግሞ በራሳቸው ልብስ ለብሰው የሚማሩበት ነው ማለት ነው። ከአራተኛ ክፍል በኋላ ደግሞ የተለያዩ በየትምህርት ቤቱ የሚለያይ ዩኒፎርም ይለብሳሉ።

የአቪሽን መብት ኮሚሽኖች በጥብቅ የሚሰሩና ጠንካራ ሆኖ የሰዎችን መብት የሚያስከብሩ እንዲሁም ደግሞ ሰዎች በነጻነት እንዲንቀሳቀሱ ሰላማችን እንዲያገኙ የሚደረግ ግኝት ነው።

የተለያዩ የመጓጓዣ አገልግሎትን በምንጠቀምበት ጊዜ የሚነዱት ሹፌሮች ጠንቃቃ እና ብልሀትኛ መሆን አለባቸው ምክንያቱም በተለያዩ ሰዎች እና ንብረቶች ላይ ጉዳት እንዳያደርሱ ተጠንቅቀው እና የራሳቸውን መስመር ተከትለው መንዳት አለባቸው።

የተለያዩ የኮሊደር ልማት በተለያዩ አካባቢዎች እየተሰራ የሚገኝበት ጊዜ ነው ሁኔታው መንገዶችንና እጅግ በሚያምር ውበት እንዲኖረው ተደርጎ እየተሰራው ያለበት ነው ማለት ነው አሁን

ሩጫ ስፖርታዊ ከሆኑት ውስጥ የሚመደብ ሲሆን ሰዎች ጥንካሬ ለማምጣትና የተለያዩ ዋንጫዎችን ለመውሰድ የሚያደርጉት ውድድር ነው ይህም ደግሞ የተለያዩ የሰውነት ጥንካሬን እና ፍጥነትን ለመጨመር የሚያገለግል የስፖርታዊት ነው

አንደኛ ደረጃ ትምህርት ቤት ወደ 2 ኛ ደረጃበት ጊዜ የተለያዩ ነገሮችን እንቀይራለን ማለት ኢንፎርም እንቀይራለን። ከዛ የተለያዩ የነበሩ ኮርሶችን ወይም ደግሞ የትምህርቶችን ቀይ ሌላ ዩኒቨርስ የሚያደርጉ የተለያዩ የትምህርት አይነቶችን እንማራለን።

ተማሪዎች መምህሮችን የተለያዩ ጥያቄዎችን ይጠይቃቸል። በዛም ልክ ደግሞ መምህራኖች የተለያዩ አሳይቶችን ለተማሪዎች በመስጠት እንዲሁም ፈተናዎችን በመፈተል ይለኳቸው ይችላሉ ማለት ነው። ይህም ብቁነታቸውን የሚያረጋግጥ ፈተና ነው።

መምህራኖች ተማሪዎቻቸውን በሚያስተምሩበት ጊዜ በሚገባቸው መንገድ አድርገውና ውስብስብ የሆነው ወደ ቀላል ነገር በማምጣት የሚያስባቸው መንገድ ነው ማለት ነው እንደዚህ በሚያደርጉበት ጊዜ በቀላሉ ነገሮችን የመረዳት አቅም ይኖራቸዋል

ትምህርት በምንማርበት ጊዜ የተለያዩ በትምህርቱን ለመማር የምንጠቀማቸው መሳሪያዎች አሉ ማለት ነው። ለምሳሌ ላብራቶሪ የተለያዩ ትምህርቶችን ለመማር ወይም ደግሞ ተግባር ላይ ጎበዝ እንድንሆን የሚያደርገን ነው ማለት ነው።

የህፃናት ትምህርት ቤቶችን በምንመለከትበት ጊዜ ከሌሎች ትምህርት ቤቶች አንጻር የተለያዩ የመጫወቻ ቦታዎች ይኖራሉ። ህጻናቶች በተፈጥሮአቸው መጫወት የሚወዱ ሲሆን በእረፍት በሰዓታቸው የተለያዩ ጨዋታዎችን እንዲጫወቱ የተዘጋጁ የተለያዩ የመጫወቻ ቦታዎች ይኖራሉ።

የተለያዩ የህፃናት መቆያ ውስጥ ወስደን ልጆቻችን በሚያስቀምጥበት ጊዜ ልጆቻችን የምንሰጣቸው ሰዎች በጣም ታማኝ እንደሆኑ ማረጋገጠ እና ልጆቻችን በስነስርአት ተንከባብክበው እስክንደርስላቸው ወይም ደግሞ ሰአቱ ደርሶ እስክናመጣቸው ድረስ የሚያቆዩ መሆን አለባቸው።

አካባቢያችን የተለያዩ ወንጀሎች በሚሰሩበት ጊዜ ፖሊሶች ያን ወንጀለኛ ፈልገው በመያዝ እና ወደ ፖሊስ ጣቢያ በማቅረብ ወንጀሉን በመጠየቅ እና በመመርመር የተለያዩ ቅጣቶች እንድሰጡት ወይም ደግሞ ማስጠንቀቂዎች እንዲሰጡት ያደርጋሉ።

የተለያዩ የሙያ ትምህርት የሚሰጡን ትምህርት ቤቶች ላይ በምንማርበት ጊዜ ክፍያዎችን ልንከፍል እንችላለን። ይህንንም ክፍያ በምንከፍል ጊዜ ለአሰልጣኞች የገቢ ምንጭ አንዲሁም ደግሞ እነሱን ተነሳሽነት እንዲኖራቸው ያደርጋል።

የህፃናቶች ትምህርት ቤት በሚማሩበት ጊዜ እራሳቸውንችለው ወደ ቤታቸው መሄድ ላይችሉ ይችላሉ። ስለዚህ ትልቅ እስኪሆኑ ወይም ደግሞ እስኪ ጎረምሱ ድረስ ወላጆቻቸው እየሄዱ ከትምህርት ቤት የሚያመላልሷቸው ይሆናል። ለራሳቸው ደህንነት ሲባል

ቤቶቻችን በሚሞልብን ጊዜ መጦ ወደ ተለያዩ ቆሻሻ ማጠራቀሚ ቦታዎች የሚወስድልን ትልልቂ ቆሻሻ ማጠራቀም የመኬናዎች አሉ። እነሱንም በሚሞለበት ጊዜ ለሚመለከተው አካል ደውለን የሚናስጠርግበት ወይም ደግሞ የሚናስተካከልበት ሁኔታ ነው።

ዩኒቨርስቲዎች ለተማሪዎች የካፍቴሪያ አገልግሎት ለመስጠት መንግስት የተለያዩ ሕፃዎችን የገነባል ያም ደግሞ ለካፍቴሪያ በሚመቻይነት ሁኔታ የሚሠራ እና የተለያዩ ምግቦችን በውስጡ ለመስራት ሰፊ ሆነ እና ወንበሮቹ ተዳድረው ተማሪዎች ምች በሆነ ሁኔታ እንዲተናገሉ እየሚሆኑበት ነው፡፡

ሆስፒታሎች ውስጥ ዶክተሮች ና ነርሶች እተለያየ የሥራ ክፈፍላ አላቸው። ማለትም እነሱ በተመሩበት ሙያ እና እስፔሻላይ ባደረጉበት የሚሰሩ ሲሆን እንዲሁም ደግሞ በሽተኞቻቸውን በመክፈፍል የራሳቸውን የሆነ ትልኩንድ የሚሰጡበት ነው።

እናቶች በመዋለጃ ክፍል ልጆቻቸውን ከወለዱ በኋላ ልጆች የተለያዩ ሙቀት የሚያንሳቸው እንዲሁም ደግሞ ጤናቸው አስቸጋሪ ሆነው የሚወለዱ ሕፃናቶች ሊኖሩ ይችላሉ እነዛ በሚሆኑበት ጊዜ ዶክተሮች ወደ ተለያዩ ክፍሎች በመውሰድ የሙቀት በመስጠት እንዲሁም ደግሞ የተለያዩ ነገሮችን በመስጠት ጤናቸው የተጠበቀ እንዲሆነ ሕፃናቶችን ያደርጋሉ።

በከተማ ውስጥ የተለያዩ የግል ትምህርት ቤቶች ይሰራሉ። ደረጃቸውን የጠበቁ ወይም ደግሞ ጥራት ያላቸው ትምህርት ቤቶች ማለት ነው። እነዚያ በሚሰሩበት ጊዜ የግል ትምህርት ቤት ምስራቾቹ አሪፍ አሪፍ የሚባሉ መምህራንን ቀጥረው ለተማሪዎች ጥሩ የሆነ ትምህርት እንዲሰጥ የሚያደርጉበት ነው።

የግል ትምህርት ቤት ልጆቻቸውን ወላጆች የሚያስገቡበት ጊዜ ገንዘብ ከፍለው ስለሆነ ያስተምራቸው የልጆች ተጠብቆላቸው እንዲሁም ደግሞ የተለያዩ አገልግሎቶችን እንደገኙ ተደርጎ የሚሰራ ወይም መምህራኖችበስነ ስርአት የተቀረጹ ናቸው

የተለያዩ ሙያዊ ስልጠናዎችን በኦንላይን መውሰድ እንችላለን፤ ማለትም ለምሳሌ ዩቲዩብ ላይ የተለያዩ ስልጠናዎችን ወይም ደግሞ በቪዲዮ የተለያዩ ስራዎችን ለመስራት የሚያግዙ ቪዲዎችን እንመለከታለን።

ዩኒቨርስቲ ውስጥ ስንማር በጣም ብዙ ችግሮች ያጋጥመው ይችላሉ ችግሮች ለመወጣት እራሳችንን ማሰብ እንዲሁም ደግሞ ከራሳቸው ጋር ሆነን የተለያዩ ቦታ የሚወስነገሮችን በማስወገድ እራሳችንን ጠብቀን የምንቆይበት ቦታ ነው

በሀይስኩል ትምህርት እያለን የአይሲቲ ትምህርትን በምንማርበት ጊዜ የቲወሪ ትምህርት ይኖረናል ከቲወሪም ወጦ የተለያዩ ኮምፒውተሮች በመጠቀም የተግባር ስራዎችን እንሰራለን እነዛን የተግባር ስራዎች በምንሰራበት ጊዜ ለኛ ጠቃሚ የሆኑ አፕሊኬሽኖችን የምንወስድበት ነው።

የአይሲቲ ትምህርት ለተለያዩ ቦታዎች አፕሊኬሽን ለመስራት እንዲሁም ደግሞ በአሁኑ ዘመን የኮምፒውተር ጊዜ በመሆነ የተለያዩ ነገሮችን ራን ለማድረግ የሚያገለግለንን ትምህርት የምንማርበት ነው።

በዩኒቨርስቲ ትምህርት ቆይታ ውስጥ አካዳሚካል ብቻ ሳይሆን ሰዎች ተምረው የሚወጡት የተለያዩ ስለ ህይወት አውቀው ወይም ደግሞ ትልቅ ሁነው የሚወጡበት ጭንቅላታቸውን አስፍተው ብዙ ነገር እንዲያውቁ የሚያስገነዝባቸው ቦታ ነው።

የህፃናት እንክብካቤ ቦታ የሚከፍቱ የተለያዩ ድርጅቶች አሉ። ማለትም የተለያዩ ወላጆቻቸው ገንዘብ እየከፈሉ የማይችሉ ወይንም ደግሞ ራሳቸው ለማዋል ስራ ቢዚ የሚሆኑ ሰዎች የተለያዩ ቦታዎች ላይ ህፃኖቻቸውን በመውሰድ ያውላሉ።

በአዲስ አበባ አካባቢ አንዳንድ ትምህርት ቤቶች የተለያዩ ማለትም በቋንቋ የተቀረፁ ህዝቦችን ለማፍራት ወይንም ወደፊት አሪፍ የሆነ ላንጉዌጅ እስኪል እንዲኖራቸው ተደርጎ የሚሰሩ ትልልቅ ትምህርት ቤቶች አሉ።

የሙያ ትምህርቶችን በምንማርበት ጊዜ የምናገኘው ጥቅም ከአንድ መስመር ብቻ ወጠን የተለያዩ መስመሮችን ወይም ብዙ የተለያዩ የገቢ ምንጮችን በተለያዩ ሁኔታዎች ወይም በተለያዩ ነገሮች ማግኘት እንደምንችል የምንረዳበት ነው።

በዩኒቨርስቲ ቆይታችን ውስጥ ከተለያዩ ክልል የመጡ ተማሪዎች ይኖራሉ፤ እንዲሁም ደግሞ የተለያዩ ቋንቋዎች ያሉአቸው ማለት ነው፤ በዛ ጊዜ ያንን ቋንቋ ያለመለያየት ሳይሆን እንደ ሪሌሽን ቆጥረነው ከእነሱ የተለያዩ ነገሮችን መማር የእኛንም ባህል እና የተለያዩ ነገሮች ደግሞ ማስተዋወቅ ያስፈልጋል።

የተለያዩ የስፌት ስራዎችን ከተለያዩ ሰዎች በማየት የሙያ ትምህርትን ማለት ነው በመውሰድ ልንሰራቸው እንችላለን እነዛም ስፌቶች ለተለያዩ በቤታችን ውስጥ ለብዙ አገልግሎቶች ልንጠቀምባቸው እንችላለን ማለት ነው።

የተለያዩ የሸማ ስራዎች ወይንም ደግሞ የተለያዩ ነጠላዎችን እና የጥጥ ስራዎችን የሚሰሩ ሰዎች ከተለያዩ ስልጠናዎችን በመውሰድ ወይንም ደግሞ ከቤተሰቦቻቸው የተለያዩ ልምዶችን በማካበት ለማህበረሰቡ አስተዋጽኦ ያቀርባሉ ማለት ነው።

ባህላዊ ትምህርት ቤቶች ውስጥ የተለያዩ አገልግሎቶች ለተማሪዎች የሚሰጥ ሲሆን የአልጋ አገልግሎት፤ የምግብ አገልግሎት እንዲሁም ደግሞ የውሃና የሽንት ቤት የሁሉንም አይነት አገልግሎት አንድ ላይ ልክ እንደመኖሪያ ቤት ሁሉም ነገር ተዘጋጅቶላቸው ትምህርታቸውን በአግባቡ እንዲከታተሉ ተደርጎ የተሰራ ነው።

አይሲቲ በምንማርበት ጊዜ የተለያዩ አፕሊኬሽኖችን ጥቅማቸውን ካወቅነው በኋላ የተለያዩ ቫይረሶች እንዳይገቡበት ኮምፒውተር ስልካችን እና የተለያዩ የቴክኖሎጂ ነክ ቦታዎች ቫይረሶችን ለማስወገድ ለረጅም ጊዜ እንዴት ኮምፒውተር መጠቀም እንችላለን የሚለውን አፕሊኬሽን ማወቅ እንችላለን።

በዩኒቨርሲቲ ውስጥ የተለያዩ የበጎ አድራጎት ክበባት እንዲሁም ደግሞ ሚኒሚዲያ የተለያዩ ክበባቶች አሉ። እነዛም የተለያዩ ሥራዎች የሚሠሩበት ሲሆን፤ ለምሳሌ በበጎ አድራጎት የተቻለንን ነገር በጉበታችንም ሆነ በተለያዩ ነገሮች እየተቸገሩ ሰዎችን በመርዳት ማሳለፍ ያስፈልጋል።

በዩኒቨርስቲ ውስጥ የተለያዩ ፕሮግራሞች ይካሄዳሉ ካፌዎች አሉ እንዲሁም የተለያዩ የምንዝናናበት ቦታዎች አሉ፤ እና እነዛን ከጓደኞቻችን ጋር እንዲሁም ከተለያዩ ሰዎች ጋር በመሆን ትዝታ እንዲፈጥሩልንና ደስ የሚሉ ጊዜዎችን አሳልፈን እንድንወጣ ማድረግ እንችላለን።

ዩኒቨርስቲ በምንገባበት ጊዜ የተለያዩ የትምህርት መስኮችን መርጠን ብቻ የምንማረው የትምህርት አይነት ሲሆን ለምሳሌ ኬሚስትሪ ከመረጥን በኬሚስትሪ ፊዚክስ ከመረጥን በፊዚክስ ህክምና ከመረጥን በህክምና የምንማረው ለይተን ነው።

የተለያዩ የልብስ ስፌቶችን የምንሰራው የተለያዩ አጫጭር ስልጠናዎችን በመውሰድ እንዲሁም ደግሞ የልብስ ስፌት ከሚሰሩ ዘመዶቻችን ተጠግተን በማየት ሊሆን ይችላል በጣም በብዙ ሁኔታ ልንለምዳቸው እንችላለን እነዚህን ሙያዎች በማዳበር በጣም ብዙ ስራዎችን ልንሰራባቸው እንችላለን።

አብዛኛው በኢትዮጵያ በምንመለከትበት ጊዜ ብዙ የምንላቸው ለኛ የሚጠቅሙ ነገሮችን በሙያ ተምረን ማዳበር እንዲሁም ደግሞ ወደ ተለያዩ ስራ ማምጣት የምንችልበት ሁኔታ አለ ማህበረሰቡ ይሄንን ተገንዝቦ የተለያዩ አጫጭር ስልጠናዎችን የመውሰድ ልምድ ማካበት ይኖርበታል።

የሙያ ትምህርት በምንማርበት ጊዜ ለምሳሌ ከአካዳሚክ የምንማረው ትምህርት በጣም ረጅም ጊዜ አስራ ምናምን ዓመት ማለት ነው ዲግሪ ለመያዝ የምንጠቀመው እሱን የምንማረው ነው። የሙያ ትምህርት በምንማርበት ጊዜ ግን በጣም አጭር ሶስት ወር እንዲሁም አንድ ወር ሊሆን ይችላል የምንማረው ነው።

ህጻናቶች ለትምህርት ወይም ደግሞ ለትምህርት ዕድሜያቸው ያልደረሰ በሆነበት ሰዓት ቤት መዋል ወይም ደግሞ የሁላቸው ሰው ሲያጡ የተለያዩ ትምህርቶችን ማለትም ይሄ የማለ ህፃናት ትምህርት እየወሰዱ ለጊዜው እንድጠነክሩላቸው የሚያደርጉበት ነው።

በተለያዩ የህፃናት መቆየቱ ውስጥ ወይም ደግሞ የሚከታተላቸው ልጆች ፃናቶችን በስነ ስርዓት የሚያበሉ የሚያጠጡ የሚያሰኘው እንዲሁም ደግሞ ጠንቀቅ ብለዉ የሚሰሩ ናቸው።

የኮምፒውተር ትምህርትን ወይም ደግሞ ስለ ኮምፒውተር ነው ስለ ኮምፒውተር ማለት ነው በስርካችን እንዲሁም ደግሞ በተለያዩ ኮምፒውተሮች ውስጥ ያሉ አፕልኬሽኖችን ለይተን ለመጠቀምበት ነው

በባህርዳር የሚገኘው እስቲም የሚባለው ትምህርት ቤት በዩኒቨርስቲ ደረጃ የተሰራ ወይም ደግሞ የተለያዩ አሪፍ ውጤት ያላቸው ተማሪዎች ተመልምለው በስነስርዓት የሚማሩበት እንዲሁም የትራንስፖርት አገልግሎት በነፃ የትምህርት ክፍያም የማይከፍሉበት ትምህርት ቤት ነው።

አንዳንድ የአዲስ አበባ ትምህርት ቤቶች ተማሪዎች በአማርኛ እንዲያወሩ ወይም የተለያየ ቋንቋዎችን ከእንግሊዝኛ ውጪ እንዳይጠቀሙ ተደርጎ የተሰሩ በእንግሊዝኛ ብቻ እንዲግባቡ እንዲሁም የእንግሊዝኛ ቋንቋ እድገታቸውን እንዲያበረታቱ የተሰሩ አሉ።

ኦንላይን የተለያዩ የስራ አይነቶችን ለምሳሌ ሳሙና ማህበራት ለምሳሌ በሙያ ሊሠሩ የመጠን በቪደዮ በደንብ ህግና ደንቆም በመከተል በስነስርአት ማምረት እንችላለን

በባህርዳር ከተማ ለምሳሌ ባህርዳር አካዳሚን በምናይበት ጊዜ የተለያዩ አቅም የሌላቸው ተማሪዎችን በያመቱ ከስምንት ወደ ዘጠኝ ሲያልፉ እየመለመለ ገንዘብ እየከፈለ እንዲሁም ደግሞ የተለያዩ መሰረታዊ ፍላጎታቸውን እያሟላ የሚያስተምር የትምህርት አይነት ነው።

ዩኒቨርስቲ ውስጥ በምንገባበት ጊዜ የተለያዩ ክበባት እንዲሁም ደግሞ የተማሪ ህብረት አላቶች አሉ። ይህንንም በተለያዩ አቅጣጫዎች በመቀላቀል በዩኒቨርስቲ በቆይታችን ውስጥ የተለያዩ አገልግሎቶችን መስጠት አስፈላጊ ነገር ነው።

የዩኒቨርስቲ ትምህርት በምንማርበት ጊዜ ወይንም ዩኒቨርሲቲ ለመማር ሀገራችንን ትተን በምንሄድበት ጊዜ ከአንድ ቤት ውስጥ በጣም ብዙ ሰዎች ልንኖር እንችላለን ይህም ስለሆነ ቀደም ብለን እራሳችንን አዘጋጅተን እንዲሁም ደግሞ የተለያዩ ባህሪዎችን እና ባህሎችን ለመልመድ ዝግጁ ሁነን መሄድ አለብን።

የዩንቨርሲትይ ትህምርት፤ ከሃይስኩል ትህምርት ዎይም መጀመርያ ሁለተኛ ደረጃ ለየት የምያደርገው ሃይስኩል በምንማርበት ጊዘ የተለያየ ትህምርት አይነቶችን አንድ ላይ ሁላችህንም አንዲ ላይ የምንማረው

የተለያዩ የሙያ ትምህርቶችን በየሰፈቻችን እችላለን ወይም ደግሞ ሊሆን ይችላል ሄደን ይለያዩ ሙያዎችን ደግሞ በቀላሉ የተለያዩ ነገሮችን የሚያግዘን የስልጠና አይነት ነው።

በዩንቨርስቲ በምንማርበት ጊዜ አብዛኞቻች ሙሉ በሙሉ በሚባል ደረጃ ወጣት በመሆናችን የአቻ ግፊት ያጠቃናል የአቻ ግፊቱን ለመከላከል የተለያዩ መጥፎ የሚባሉ ሰዎች መራቅ አለብን ከመራቅም ደግሞ እነሱን ማስተማር አለብን።

ዩኒቨርስቲ ዲግሪ ይዘን የምንወጣበት፤ ይህም በአካዳሚክ ትምህርት ማለት ነው። ጎን ለጎን ስናየው ደግሞ ለምሳሌ ኦርቶዶክሳውያን በግቢ ጉባኤ ተቀርፀው ታንፀው አዲስ የሆነ አርፊ የሆነ ህይወትን ይዘው የሚወጡበት ነው።

የሙያ ትምህርት የተለያዩ የመንግስት ስራዎችን እየሰራን ሊሆን ይችላል ጎን ለጎን ለጎን የተለያዩ ስራዎችን ጨምረን ለመስራት የሚያገለግለን ሲሆን። የሙያ ትምህርት በአጭር ጊዜ የሚለመድ በመሆኑ በአጭሩ ተምረን የተለያዩ የግል ስራዎችን መስራት እንችላለን።

በተለያዩ ቦታዎች ልዩ የሆኑ የአዳሪ ትምህርት ቤቶች አሉ። እነዛ የአዳሪ ትምህርት ቤቶች የተለያዩ ሀሪፍ ውጤት ያላቸውን ተማሪዎች በመምረጥ ፣በመውሰድ ልክ እንደ ዩኒቨርሲቲ አይነት አገልግሎትን በመስጠት በውስጣቸው አድርገው የሚያስተምሩአቸው ነው።

ዩንቨርስቲ በምንማርበት ጊዜ በየጊዜው የተለያዩ የሳይኮሎጂ ምክሮች ይሰጣሉ እነዛ ምክሮች ሰዎች የተለያዩ ችግሮች ውስጥ በሚገቡበት ጊዜ ለእነሱ ምክርን ወይም ደግሞ ያንን ነገር እንዴት መወጣት ይችላሉ የሚለውን ነገር የሚያሳይ ነው።

አይሲቲ በምንማርበት ጊዜ የተለያዩ አፕልኬሽኖች ለምን ለምን አገልግሎት እንደሚውሉ እንረዳለን በቅድሚያ ማለት ነው ተግባሩን ከመስራታችን በፊት ምንን ስንነካ ለምን አገልግሎት እንደሚውል ማወቅ ይጠበቅብናል ያንንም ካወቅን በኋላ ወደ ተግባር ስራው እንገባለን።